በጣም የሚያምር ስራ ሲሆን የዲኮር ስራ በጣም ብዙ መብራቶችን ተጠቅሟል ብዙ ባልሆነዎችን ተጠቅማል በተጨማሪ የመብራት የውሃ የጽጌረዳ አርቲፊሻል ጌሬዳዎችን ተጠቅሟል።

በጣም የሚገርም የቤት አስፋፈር አሁን ላይ እየቀረ ያለ ያስቆጠር ሲሆን በሙሉ ከጎጆ የተሰሩ መኖሪያ ቤቶች በጣም አስቀያሚ ነው ምክንያቱም ዝናብ ወቅት ሲሆን፤ ስለሚያፈሱ በጸሃይ ወቅት ደሞ ስላላቸው በጣም አስከፊ የሆነ ቤቶች ናቸው

የቤት ውስጥ ሶፋ በሚያምረ ዲዛይን የተሰራ እና የተሰራ ጥቁር እንዳሸባረቀ የቤት ውስጥ ሶፋ ነው።

ይህ የሚያሳዝን ፣ልብ የሚነካ አንድ እናት እያለቀሰች ሲሆን እንግዲህ ይች እናት ልጇ ሙቶባት ሊሆን ይችላል ዘቅዝቃ ለብሳለች እና በጣም ከልቧ ነው እያለቀሰች ያለችው።

እንዲህ በጣም የሚያምሩ የአንድ ቤተሰብ አባል የሚመስሉ ተመሳሳይ ፀጉር ድሬድ የተሰሩ በጣም የሚያምር ፎቶ ነው በምስሉ ላይ ሁለት ወንድ እና አራት ሴት አለ።

ይህ ሶፋ ከጨርቅ እና ከስፖንጅ የሚሠራ በሙስሊም ወንድሞቻችን ዘንድ በብዛት የሚዘወተር ግን ማንኛውም ሚጠቀምው ውድ የሆነ ሶፋ ነው። በጣም ያምራል ለጠባብ ቤቶች ተመራጭ ነው።

ይህ ከላይ የምንመለከተው ምስል አንድ የግብርና አከባቢ የበቀለ ምስል ሲሆን ዘሩ በጣም የደቀቀ እጽዋት ነው ይህም እንግዲህ በጣም ጠንካራ ስለሆነ ተቀቅሎ ነው ሚዘራው ፍሬው ለማድረግ በጣም ብዙ ስዓት ስለሚቆይበት ማለት ነው።

ይህ በጣም የሚያምር የህንድ ዲዛይን የቤት እቃ እና በጣም የባለሀብት ቤት ሲሆን ለቢሮ ቤት እና ለአንዳንድ ስብሰባ ለያገለግለን የተሰራ በጣም ሰፊ ሳሎን ያለውበጣም ሚያምረሰ ወብ ዲዛይን አለው።

ይህ እጅካፍ የሚያስጭን መስል በጣም ሚያምር የአጋዘን ፎቶ ሲሆን አጋዘን ውሃ የጠጣ ይገኛል እኔህ አጋዘኖች በጣም በአሽከፊ ሁኔታ ይነት ፋታደጋር ተደተጋርጦባችበዋል በጣም ያሳዝናል።

እዚጋ ምንመለከተው ምስል አንድ የቀርቀሃ ማሳ ሲሆን እነዚህ ቀርቀሃዎች ረጃጅም ሸንበቆ ሲሆኑ የተለያዩ የቀርቀሃ ስራዎችን ለመስራት የሚውሉ ቱቦ ናቸው።

ህህ በጣም መምረውን የሆንሆን የኢትዮፒያን ባህላዊ አልባስት ቀሚስ አንድ ወጣት ሞዴል እያስተዋወቀች ትገኛለች መድረግ ትሪቷን እንግዲህ እንዲቶፓያ ቆፍጠን በላይ የተጓደጅ ተገኛለች አሬፍ የሚባላላረት ነው

ይህ ሃና ማስታወቂያ ሲሆን ሃና ማስታወቂያ የራስዋ ሎጎ ያላት የተለያዩ ነገሪዎችን ለማስታወቅ ስትፈልጉ በ09 26 72 50 55 ደውላችሁ ማግኘት ትችላላችሁ ሃና ማስታወቂያ።

እዚህ ጋር የምንመለከተው ይህ በጣም ድንቅ የሆነቻት የበኩር ጋዜጣ በአማራ ሜዲያ ኮርፖሬሽን ቀርባ ለእንገዶች የምጥቀረበው ታሪካዊ ወይ ተወዳጇ ጋዜጣ ሰኞ ሰኞ ማህበረሰቡ ዘንድ ተደራሽ ትሆናለች።

ይህች ምታምር መኖሪያ ቤት ከፓዲስ መልኳውን በመጡል በችቡዶች የተሠራ ሲትሆን ለ1 አባውራ መኖሪያ ቤት ተሆን ዘንድ የተሠራጅ በጣም በውች ስታንዳርድ የተሠራች ዘመናዊ ስለሆነች በጣም ተምራለች፡፡

እንህ በጣም የሚያምሩ የአንደኛ ደረጃ ተማሪዎች ኢንፎርማቸው ለብሰው ሰንደቃላማ የኢትዮጵያ ሰንደቃላማ እየሰቀሉ ሲሆን የሀገር ፍቅረ እንዲያደርባቸው ብዝምፈልኩ ተሰርተው ማደግ አለባቸው።

ይህ በጣም ሌቲ ያለ የውስጥ ዲዛይን ያለው ባህላዊ የሚመስል ምግብቤት ነው ይህ ምግቤት እንደምንምመልክተው ከጣም ያምራል በተጨማሪም ደግሞ ነገሮችን ባህላዊ ለማድረግ ሞክረዋል፡፡

በጣም ይህ በስራ እና በተሽከርካሪዎች የተጨናነቀ ሰፈር ሲሆን እኒህ ተሽከርካሪዎች ለታክሲ ተሽከርካሪዎች ገብተው መርካቶ ገብተው የተለያየ እቃዎችን እያወጡ ይገኛሉ ይህም ስራ ምን ዓይነት ለሥራ ትጉ እንደሆኑ ያሳያል ለተሽክርካሪዎቹ።

ይህ የሙዚቃ በጣም ቀደምት የሆነ የሙዚቃ ስል ሲሆን በይሁኔ በላይ የተዘፈነ እና የዘንገናን ሐይቅ ሰር የተዘፈነ ድንቅ የሆነ የኢትዮፒያን ባህል እና ሴት የሚያስተወውቅ ሙዚቃ ነው።

በጣም የሚያስፈራ ድቅድቅ ደን ነው ይህ ድቅድቅ እንደምትመለከቱት ቀኑን ራሱ ወደ ጨለማ የለወጠ ሲሆን በዚህ ደኑ ውስጥ ብዛሃተፈጥሮ እንደሚኖር ይገመታል ለተጨማሪም ሁሉም የደኑ ጫካዎች ቀጥ ያሉ ናቸው።